አይብ አንዱ ምግብ ነው። አይብ የወተት ተዋፅኦ ሲሆን፤ ከወተት የምናገኘውረግቶ የሚገኘው ክፍል ነው ማለት ነው።

ጦርነትን ምክንያት ያደረገ ስደት ጦርነት በጣም ብዙ ውድመት ያስከትላል። የሰው ሕይወት ያጠፋል ንብረት ያወድማሉ እና በዚህም ምክንያት ንብረታቸውን እና የቤታችኛው ሁሉ ጥለው ወደ ሌላ ቦታ ይሰደዳል።

አበባ የተለያዩ አዳራሾች ስናስጌጥ እንደ አንድ ማስጌጫ ሁኖ የሚያገለግለን ሲሆን ከተለያዩ ከፊኛዎች ጋር በማድረግ ልዩ ውበትን የሚሰጥ አንዱ ማስጌጫ አካል ነው ማለት ነው።

ሰዎች ወይም ሴቶች እናቶች በሚወዱ ጊዜ ወንዶች ምጥ እንዲቀል እየተባለ ቀበቶዋቸውን ፍቱ ይባላል ይህም አንድ የባህል አይነት ነው እንዲፈታ የሚደረግበት ስርአት ነው።

መጋዝ በአናጺወች በብዛት ት የሚጠቀሙት መሳሪያወች ዉስጥ አንዱ ልዩ ልዩ ሲሆን በጣም ጠቃሚ እቃቸዉ ነዉ የተለያዩ እንጨቶችን የሚቆራርጡበት የአናጺወች በጣም ጠቃሚ የሆነ እቃ ነዉ።

ቁርአን የ አላህን ቃል ይዟል ብለው ሙስሊሞችን የሚያምኑበት ሀይማኖታዊ የመጽሐፍ እና የአላህን ቃል የያዘ የሙስሊሞች መፅሃፍ ነው።

ሽቶ ሽቶ ከመዋቢያ እቃዎች አንዱ ሲሆን የማይገባ ጠረንን ለማጥፋት ወይም ደግሞ መልካም መአዛ እንዲኖረው ለማድረግ ሽቶ አስፈላጊ ወይም ደግሞ የውበት መጠበቂያ ነው።

እንጥን መቁረጥ ሰዎች ሲታመሙ ብዙ ጊዜ እንጥላቸዎ ስወርጊ በሌል ዓመደ ልትንከ ማለት ይልቅንስ ማቁረጥ የሚባል በህላዊ ህክምና አለ እንትለን በመቍረጥ የሚያክሙት ሕክምና ነው ግን ተገቢ ያልሆነ በሽታል ያስከትል ይችለል

ፖሊስ አስከባሪ አካል ሲሆን በተለያዩ ቦታዎች ህዝብ ላይ የሚሠራ እና የተለያዩ ወንጀሎች ከሰጡት በመስጠት ያገለግለግ አስከባሪ አካል ነው።

የቢዝነንስ ወይም ኢኮኖሚ ዜና ኢኮኖሚካል የሆኑ ነገሮችን ወይም ደግሞ ገንዘብ ነክ ነገሮችን ስለገቢዎች ለተለያዩ ገንዘብ ነክ ስለሆኑ ነገሮች የሚዘግብ ነው።

የመጠጡ ውኋ መሠረታዊ ያጋልግሎት መጠጥ ውሃ ንጹ የመጠትሃ እንዳገይማ በረሰቡ ውሃዎችን ማከም በኮሻሻ ማጠራቀሚያ ማዘጋጀት እና ቈሻሻን ማስወገድ የመጠጡሃ አገልግሎት አንዱ መሠረታ ያገልግሎት ነው።

ፌስቡክ ከማህበራዊ ሚዲያዎች አንዱ የሆነው እና ቀደምት የሆነ እንደሌሎቹ ማህበራዊ የሚዲያዎች አዲስ ሳይሆን ቀድም ያለ የተለያዩ ነገሮች በሚደረጉበት የተላዩ ማስታብጊያዎች የሚለጋጠፉበት ማህበራዊ ሚዲያ ነው።

ፋሲለደስ ግንብ ጎንደር ከተማ የሚገኝ በፋሲለደስ ዘመነ መንግሥት የታነጽ ወይም የተገነባ ከትናንፃና ግንባታ ውዝድ የሚመደብ ነው።